በገና ጨዋታ የሚጫወቱ ልጆች ይታሉ። እንዲሁም የገና ኳስ እሚለጉበትን ዱላ ይዘዉ ነዉ የሚታዩ እየተጫወቱ ማለት ነዉ። እንዲሁም ደግሞ ሜዳ ሳር የቀለበት ሜዳ ይታያል። ላም ከወዲያ ላሞች ከወዲያ ይታያሉ። ደስ ይላል።

ምስሉ ላይ እንደምናየው ከሆነ ከባህር ላይ የወጡ ብዙ አሳዎች ነው ሚታዩን። በጣም ብዙ አሳዎች ይታያሉ ፤ ከባህር የወጡ ናቸው ምክንያቱም በጣም ወድቀዋል፤ የሞቱ ነው ሚመስለው።

ምስሉ ላይ የምናየው መጽሐፍ ነው እንግዲህ ልብ ወለድ ይሆን አይታወቅም ብቻ ግን የይሁዳ ድልድይ እና ሌሎች ሃሳቦች የሚል ርዕስ ያለው መጽሀፍ ነው የምናየው ህዳር 2007 ዓ.ም የታተመ ነው የሚለው እንግዲህ መጽሐፉ እንዲሁም ደግሞ የይሁዳን እንትን ለማስታወስ መስቀል ላይ ሳንቲሞች፥ የተሰቀለ ገመድ እና ሳንቲሞች ይታያሉ።

በምስሉ ላይ የምናየው የጠንጠለጠለ ቆዳ ነውደ ያም ጠፍር ወይም ደግሞ ጀንዲ ብለን እንጠረዋለን። ከበሬ ቆዳ የሚሰራ ማለት ነው። የበሬ ቆዳ ተወጣጥሮ ስቡ ተቀልጦ ለመተኛት የምንጠቀመው ጀንድ ይታያል።

በምስሉ ላይ የምናዬው አርሶ አደሮች ናቸው እያቀራዩ ውድማ ነው የሚታዬን እንዲሁም ጭድ ይታዬናል በማሽን ማለት ነው እያበራዩ ነው የምናያቸው ማለት ነው ገበሬዎቹ።